የቤት እቃ ነጋዴዎች በተለይ በባለቤት እቃ ገበያ ብዛት በመሆኑ የመኪና አቅርቦ ስራ በጣም አስፈላጊ ነው። በሌሎች አፈጻጸም አልጋዎች እና ብርጭቆዎች በከፍተኛ ፍላጎት ይሸጣሉ ይህም ሰዎች ኖሮ የሚያስፈልጓቸው ዕቃዎች ስለሆኑ ይመስለኛል

ሰዎች እና ቴክኖሎጂ በህይወት እንዲገናኙና በትምህርት ውስጥ ቀላል መማር እንዲያስችሉ ሲደረግ አርቴፊሻል ኢንተለጀንስ ቴክኖሎጂ በብዙ ዘርፎች የሚሠራ ሂደት እና ውህብ እንዲቀልልን ስለ ድርጅቶች በእውቀት ዘርፎች ጥቅሙም አላቸው።

በተጠቃሚ ሁኔታ መኪና መግዛት በኢትዮጵያ እጅግ ከፍተኛ ነው በተለይ በየዓመቱ የውጭ ገንዘቡ ዋጋ መቀየር መንገድ የመኪናዎች እንዲሁም ሲ የተሻሻለው ሲሆን ብዙ ጊዜ መኪና ሻጭ የተጠቃሚ መኪና አለማሻሻል ቀላል የጥገና አገልግሎትን ያመቻቹ ነው

በድሩ ጊዜ ቴክኖሎጂ ሳይመጣ በከሠር ወይም በእንጨት ምግቦችን በማብሰል ነበር የምንታወቀው አሁን ግን በቴክኖሎጂ በኤሌክትሪክ እየተጠቀምን መብራት ሆነ ምግብ ለማግኘት የሚረዳ የቴክኖሎጂ እንቅስቃሴ አድርገናል።

የማህበራዊ ፖለቲካ የትምህርት የጤና የማህበረሰብ ግንኙነት እና የወጣቶች የእርስ በእርስ ግንኙነት የሚመሩበት ነዉ።

አቅራቡት አካባቢ ለተጠቃሚዎች ምክር አገልግሎት ያስፈልጋል ከእነርሱም ውስጥ አንዱ ቀጠሮ የያዘ በኦንላይን ቢያንስ ይመከራል ጉዳያቸው በተጨማሪ ቀናት እንዳይጨምርባችሁ ማለት ነው።

እንደ ፍሬንድ ሽፕ ያሉ ኢንተርኮንቲኔንታል ባለ አምስት ኮኮብ ሆቴሎች በእድገት ከፍተኛ ሂደት እንዲሁም በአለም ደረጃ እንዲታዩ ያደርጋሉ። ኢንተርኮንቲኔንታል ሆቴል በካዛንቺስ የሚገኝ ሲሆን ከፍ ያለ ደረጃ ያለው ሆቴል ሲሆን ዘመናዊ እና ውብ ነው።

ለተሽከርካሪ እየተጠቃሚ መንገድ የጭነት መቀነስ በብዙ ከተሞች ዋና ህይወት እርምጃ ሆኗል ከባድ ትራፊክ ያለዉ ከተሞች ብሎን ባለሞተ ብርሃንን ግን መንገዶችና የጎዳና መካከል ተራ መጎጃትን ይጨምራሉ የተሽከርካሪነትን ብቻ ሳይሆን የከተሞን አየር ጥራትንም ያሸላል

ቴክኖሎጂ ከመዘመኑ የተነሳ ከአንድ አለም ወደ ሌላ አለም በቀላሉ በአውሮፕላን እንጓዛለን። ይህም በአየር ላይ የሚበር አውሮፕላን የሰራ ቴክኖሎጂ እንዴት የሚገርም እና የሚደንቅ መሆኑን ማንም የሚረዳው ይመስለኛል ይህም የአለም ትልቁ ቴክኖሎጂ ሲሆን ይህንንም የሰራው ሰው አስደናቂም ነው።

በመኪና መሸጫ ቦታዎች የመኪና ባለሙያን አማክሮ ከግል ቦታዎች ይወስዳሉ እና ተጠቃሚዎቹ ከመኪና ሽያጭ ቦታዎች ላይ በማዕከላይ ቦታ የተዘጋጀብ ሙሉ ሞዴል ማሳያን ያገኛሉ። ብዙ የመኪና ሽያጭ ንግድ ሰዎች ከባንኮች ጋር በመተባበር በብድር የክፍያ የዓይነት ይሰጣሉ።

የፓስፖርት ችግር ወይም ማስተካከያ ዘርፎች ረዘም ያለ ቅድሚያ ጊዜ ይሰጣችኋል። በጊዜያዊ ብዙ ተጨማሪ የፈለጉ ሰዎች እና ብዙ ተመዝጋቢዎች ምክንያት የመጠበቅ ጊዜ ርዝመት ሊኖር ይችላል። ይህም ማለት ከ3 ወር በላይ ፓስፖርት ልንጠብቅ እንችላለን።

የባህል እንቅስቃሴዎች በባህላዊ በዓላት የሚካሄዱ እንቅስቃሴዎች ተሳታፊዎችን በማህበረሰቡ ውስጥ ያቀላቅላሉ። እንደገና መዝሞሮች እና የሄዳንስ ሥርዓቶች በክንፈርች የሚቀርብ ባህላዊ እምነት ሲሆን ጭፈራዎቻችን እማ ለየት ያሉ ባህልም ያሳያሉ።

የሚገኙ መኪናዎች እንደታክሲ ቪትዝ፣ ኮሮላ፣ ሚኒባስ፣ ፒካፕ ይገኛሉ። ብዙም መኪና ሽያጭ ቦታዎች የመኪና አድሳት እና የንጽረ ነገር ቀድሚያ ይሰጣሉ። ይህም የተጠቃሚ ደህንነትን የሚያጠናክር ሲሆን፤ የመኪናዎቹን የደህንነት ሁኔታ ለማረጋገት ከፍተኛ ጠቅምን ይሰጣል።

እና ፖለቲካ ሕግ የመንግሥት እና የሕዝብ ግንኙነት ትክክል እንዲሆን የሚያስተካከለው መሠረታዊ መንገድ ነው ፖለቲካ የሕግ ትስብስር ላይ ተመስርቶ ስለሚሰራ ሕጉ ተጠባባቂ እና ማዛበቂያ ይሆናል ማለት ነው።

ማንዴንላ ኢንሹራንስ በዘመናዊ ቴክኖሎጂ የተመሠረተ አገልግሎትን እየጨመረ ያለ ሲሆን በመተግበሪም ቀላል ክፍያ እና የአገልግሎቶችን በማውጣት ተወዳዳሪ የሌለው የኢንሹራንስ ኩባንያ መሆኑ ይታወቃል።

ብዙ ሆቴሎች ለኢትዮጵያ ብዙ ሥራዎች የማበረቻቻ ድልን ሲፈጥሩ ብዙ ሰራተኞችንን በወስጣቸው ይዜያሉ ምክንያቱም የመስተንግዶው ሥራ ፣የምግብ እንዲሁም ፤ የተለያዩ የሃውስ ኪቢንትግ ሰራተኞቹን ስለሚዙ በኢትዮጵያ ለሰዎች ብዙ የስራድሎችን ይሰጣሉ ማለት ነው።

በኢትዮጵያ ውስጥ ብዙ የመሬት ዋጋ ክፍት ነው። በተለይም በአዲስ አበባ ባለው የከተማ ማዕከል አካባቢ በተለያዩ በእነዚህ ቦታዎች በመሰረታዊ የእቃ ማጓጓዣ መስመሮች መገኘት ምክንያት ዋጋ በጣም ጨምሯል። እናም ሪልስቴቶችም በከፍተኛ ሁኔታ እየተሰሩ ይገኛሉ።

አክሱም የጉብኝት ቦታ ሲሆን ብዙ ሆቴሎችም ያሉት ሲሆን እንደ የሃ ሆቴል ኮንስላ ሆቴል ያሉት ታሪካዊ ቦታ አቀማመጠ ያላቸው አዳዲስ ሆቴሎችንም እየግነባች ትገኛለች አክሱም የአክሱም መገኛ ስቶን ብዙ ሆቴሎችም ያስፈልጓታል።

በእንግዳ ቤት ሆቴል እና የንግድ ቦታዎች እቃ ጥያቄ እየጨመረ ነው ስለዚህም ነጋጆች ይህንን ገቢያ በግልጽ እየተመለከቱም እየተጠቀሙበትም ይገኛል። በሄትልች የሚገኙ የቤት እቃ ነጋዴዎች በተለያዩ ቦታዎች በማቅረብ ቀላል እና ዘመናዊ የሆንን የገዘብ ክፍያንም በማድረግ በቀላሉ ድገት እያሳዩ ነው።